ኢትዮ ሳሙስ በተለይም በቦሌ እና በሌሎች ዋና ዋና ቦቶች ላይ ባሉ የንግድ መኖሪያ አፓርታማ ይታወቃሉል ከፍተኛ የኪራይ ዋጋ የሚገኝባቸዉ ህንጻወች በመገንባት ላይ ትኩረት ይሰጣል።

የኢትዮጵያ ንግድ ስራዎች በቀድሞው የመንግስት የችርቻሮ ተቋም መሰረ የተቋቋመ ሲሆን የተወሰኑ የፍጆታ እቃዎችን ያቀርባል። ቡቲኮችን እና የግብይት ማዕከሎችን በማቅረብ የሚታወቅ የተለያዩ የንግድ ስራዎች ውስጥ ይመደባል።

የመጀመሪያ ደረጃ እርዳታ ጉዳት በደረሰበት ቦታ ላይ በፍጥነት የሚሰጠው ህክምና ለምሳሌ ሰበር ያንን ስብራትን ለማጋገም ቅድመ ዝግጅት የሚደረግበት እንዲሁም ደግሞ የመጀመሪያ

Safari african restaurant የተለያዩ የአፍሪካ ሀገሮችን ምግቦች ያቀርባል ለየት ያለ ልምድ በመፈለግ ለሚመጡ ሰዎች ተጨማሪ ነው።

Coppership bank of abyssin bank of oromia mobile banking oromia ስራ ባንክ ባል የሚታወቀው ባንክ ኦሮሚያ ህብረት ስራ ባንክ አገልግሎትን በሞባይል እንዲያገኙ የሚያደርግበት የሞባይል ባንኪንግ አገልግሎት ነው

የሳሪስ የመኪና ገበያ የተለያዩ መኪና መለዋወጫዎች መካከል የመኪና መሸጫ ስፍራ ሲሆን ህሀ ስፍራ በጣም አሪፍ የሚባሉ መኪናዎችን ማስመጣት እና በመሸጥ የሚታወቅ በጣም አሪፍ የሆነ የመኪና መገበያያ ስፍራ ነው።

የኖርዌይ ግሩም ከኖርዌ ጋር ላለው የንግድና አስፈላጊ የሆነ አውጫ የገንዘብ የገንዘቦች ውስጥ አንደኛው የኖሩ የክሮዬን በመባል የሚታወቀው አንደኛው ነው።

ዳሽን ሞባይል ባንኪንግ የዳሽን ባንክ መተግበሪያ ሲሆን ደንበኞች የባንክ አገልግሎታቸውን በስልካቸው እንዲያገኙ ያደርጋቸዋል። የሂሳብ አያያዝ የቴሌፎን ካርድ መግዣ እና ሌሎች ግብይቶችን መፈጸም ያስችላቸዋል።

ጌትነት ጌቱ ኮሜርሻል ሴንተርናል ሱፐርማርኬት በቦሌ መንገድ የሚገኝ ትልቅ የንግድ ማዕከል ሱፐር ማርኬት ነው። ራሱን የጠበቀ ምርቶች በስፋት በስፋትና በፍጥነት በማድረግ ይታወቃል።

ኮምፕውተር ሱፐር ማርኬት በዋናነት ለኤሌክትሮኒክስ ፣ለኮምፕውተር እና ለተዛማጅ እቃዎች ሽያጭ ላይ ያተኮረ የችርቻሮ ማዕከል የኮምፕውተር ሱፐርማርኬት በመባል ይታወቃል ።ይህም በጣም አሪፍ ሱፐር ማርኬት ነው።

የህንፃ ግንባታ ጥገና ድጋሕፍ አዳዲስ አብያተ በተክርስቲያን ለመገንባት ነባሮች ለመጠገን የሚያገለግል የረጅም ጊዜ ድጋሕፍ ነው በመባድ ይታወቃል።

የአውሮፓ ህብረት አባል ሀገራት መገበያ ገንዘብ ነው፡፡ በኢትዮጵያ እና የቡና ኤክስፖርት ገበያ እና ከአውሮፓ የሚመጡ ቱሪስት አንፃር በከፍተኛ ሁኔታ የሚፈለግ ጥሬ ገንዘብ ነው፡፡

መርካቶ በመጠንና በግብይት ብዛት በአፍሪካ ውስጥ ትልቁ ክፍት ገገበያ ስፍራ ነው ተጥቃቅ ነጋዎች እስከትላልቅ የንግድ እጋዎች ይሸጥበታል በዋጋ ተመጣጣነት የታወቀ ሲሆን አዲሳባ የንግድ ማዕከል ነው፡፡

የስርጭት ሚዲያ ወጪዎች ወንጌልን በሬድዎ በቴሌቪዥን እና በኢንተርኔት ለማስተላለፍ የሚያገልግል የፋይናንስ ምንጮች አንደኞቹ የስርጭት ሚዲያ ወጭዎች ናቸው።

የኢትዮጵያ ፕላንድ ፕሮፌሽን ባንክ በቅርቡ የተቋቋመ ሲሆን በግብርናና ዘርፍ ለሚሰሩ አባላቱን የፋይናንስ አገልግሎት በመስጠት በማሳደግ ላይ ትልቅ ትኩረት ያለው ነው።

የ ሃይለ ገብረ ስላሴ ሸልፍ በአትሌት ኀይለ ገብረ ስላሴ ጐዳና ላይ የሚገኝ ሲሆን ዘመናዊ አልባሳትን ና የተለያዩ ቡቲኮች ማዕከል ነው። ይህም በጣም አሪፍ ያደርገዋል።